ይህ መኖሪያ ቤት ሲሆን ይህ መኖሪያ ቤት በጥንቱ ጊዜ ከሸክላ የሚሰራ ሲሆን በተለይ በአዲስ አበባ የተለመደ አይነት የመኖሪያ ቤት ነው። በበፊቱ ሰአት ሲጠቀሙ የነበሩት።

በምስሉ ላይ የተለያዩ የውበት መጠበቂያዎች ተመልክተዋል። እናም ደግሞ ይህ የውበት መጠበቂያ እንግዲህ እንደምንመለከተው የስቲም ኬሮች ተጠቅማለች እና ደግሞ አይኗን ለመቀባት የአቦካዶ ምርት ተጠቅማለች።

ይህ በምስሉ ላይ የምንመለከተው የጽሕበት መሳሪያ እቃወዝ ናቸው ሚህ የጸሕፈት መሳሪያ ዕቃዎች ለዋቂዎች እንዲሁን ለሕፃናት በመድረ ከጽቡባቸው አስበላጊ የወር መግሮችን ያደርጋሉ። የጽሕፈት መሳሪያዎችን የትናቢናቸው እንችላለን?

በምስሉ ላይ የምንመለከተው የሀገር መከላከያ ሰራዊታችን ህግን ለማስከበር የሚጠቀምባቸው የተለያዩ መኪናዎች ናቸው። እኒህም ውጪም የሆነ ቡድን ለመከላከል ይጠቅማሉ። ይህ መሳሪያ ምን በመባል ይታወቃል?

በምስሉ ላይ የምንመለከተው ጀበና በመባል የሚጠራው ጀበና በኢትዮጵያ ለቡና ቤቶች ብዙውን ጊዜ አገልግሎት የሚውል እና ቡና ለማፍላት ተመራጭ እቃ ነው። ጀበና ከምን ይሰራል?

ይህ ዘፈን እንግዲህ በወሎ አካባቢ የተዘፈነ በሀይ ቀዳሪ የተዘፈነ ድንቅ የሆነ የኢትዮጵያ ድንቅ ዘፈን ነው ይህን ዘፈን እንግዲ ብዙ ቅጅዎች መሸጥ ይቻላል የኢትዮጵያን አንድነት የሚያሰፍን ሙዚቃ ነው።

እዚህ ምስል ላይ የመመለከተው የአንድ አርሶ አደር እያረሰ የሚያሳይ ምስል ነው። ይህ አርሶ አደር 2 በሬዎችን ጠምዶ ሞፈሩን እና ቀንበሩን ይዞ እያረሰ የሚያሳይ ምስል ነው። ይህም የግብርና ኢንዱስትሪ ውስጥ ትልቅ ተፅዕኖ መፍጠር ይችላል።

በዚህ ምስል አንድ የኦርቶዶክስ እምነት ተከታይ ቤተክርስቲያን ተመልክቷል ይህ ቤተክርስቲያን በድንጋይ በድንቅ ጥበብ የተሰራ ነው። ለቤተ ክርስቲያን አገልግሎት የሚውል የእምነት ቦታ ነው።

በዚህ ምስል ላይ ጀበናዎች ተመልክተዋል ጀበናዎች ከሸክላ የሚሰሩ እና ጥቁር መልክ ያላቸው ለቡና ማፍያነት የሚዉሉ የቤት እቃዎች ናቸው። እኒህን የሚሰሩ ባለሙያዎች የሸክላ ባለሙያ ተብለው ይጠራሉ።

አንደኛ ደረጃ ትምህርት ቤት ተማሪዎች አሪፍ በሚባል ክላስ ሶስት ሶስት በሚያስቀምጥ የዲስ ወንበር ላይ የተቀምጦ ትምህርታቸውን እየተከታተሉ ይገኛሉ ይህም እንግዲህ ለሀገር እድገት ወሳኝ ናቸው።

እኝህ የኳስ ደጋፊዎች የለበሱት ባንድራ የባህር ዳር ወይም ጣና ሞገድ የተሰኘው መለያ ሲሆን ይህም በሰማያዊ ቀለም ያሸበረ ነው ይህም ጣናን ለማመልከት ነው።

ይህ ባህላዊ የሆነ የትርስ ማጽጃ ሲሆን የተለያዩ በበረሃ አካባቢ የሚበቅል ስራስሮችን በመቁረጥ የሚሸጥ አይነት ጥርስ በውስጡ ንጹህ ስለሆነ ቶሎ ያጸዳልናል።

የምንመለከተው የፀጉር እስታይል ነው የፀጉር ስታይል ብዙዎቻችን የምንጠቀመው የፀጉር ዓይነት ነው ይህን የፀጉር እስታይል ለመስራት ምን ያክል ወጪ ያስፈልገዋል?

በዚህ ምስል ላይ አንድ ባጃጅ ተመልክታለች ይች ባጃጅ ባለሶስት እግር አሽከርካሪ ነች። በዙሪያዎች ደግሞ በትግሬ አካባቢ የተለመዱ አይነት መኖሪያ ቤቶች ናቸው። ከስሚንቶ የሚሰሩ በትግሬ አካባቢ የተለመዱ ናቸው።

ኒክ ፎጣ ሞል በሙሎ ከክር የሚሠራ እና በጎጀ ማህብረስንወድ የተለመደ አይነት ፎጣ ነው ስሞም የዚህ ፎጣ ጎጀ ማዘና ይባላል ይህን የሚሠረው የፎጣ ባለማዎች ምንተብሎ ይጠራሉ

የህን ጥብስል ላይ የምንመለክተው በባላዊ ይክም እና የሚጠቀሙበት ልፋት ነው ይህ ሷትም ባህላዊ ህክም እና ለመራልታት ምስራነት የከለትገል ባላዊ የክም እና በኢትዮጵያ ምንያን ጀርቻ ደርሷል

እኒህ በልብስ ስፌት ላይ ተሰማርተው የሚገኙ ወጣቶች ሲሆኑ እንግዲህ ዘመናዊ ማሽኖች ናቸው እነዚህ የያዟቸው ማሽኖች ወይም ደግሞ በኤሌክትሪክ የሚሰሩ የሰውን ጉልበት ከማቅለል አንጻር በጣም ጉልህ ሚና ያላቸው ማሽኖች ናቸው።

በዚህ ምስል ላይ አንድ ጀበሬ ያለ ይህም ለአትክልቶቹ ውሃ የህጥጣ ሲሆን ይሁ ውሃ እንጊዜ አትክልቶቹ ከመድረግ የሚያገዛቸው በጣም ወሳይንጥረ ነገር ነው።

ይህ እጋንብላ ሪጅን ማሊያ ሲሆን ጥፖር አረንጓዴ ቢጫ ቀይ እና ከማሏደሞት በጥቁር የተሠራች ሳንደቃኮከ ምልክትለው ይህም የክልሉ ምለያ አርማ ወይም ባንዴራ ነው፡፡

ይህ በምስሉ ላይ የምንመለክተው የህንክብርኛ ስራ ነው የክብርና ሥራ በአጋራችን ከተለያዩ አካባቢዎች የሚሠራ ሥራ ነው የቅብርና ሥራ ዓለም ሥርዓት ምንምን ነገሮች ያስፈልጉን አል ዋላውስምንት ነው።

ይህ ፋሽን በጎጃም አዘነ እና በጋቢ ወይም በነጠላ በመጠቀም የሚሠራ የኢትዮፕያን ባህላዊን ወደ ዘመናዊ አልባሳት የሚድርግ ሂደት ውስጥ የሚመደፍ የፋሽን ትሪት ነው።

"ሐበሻ" የተሰኘ የመፀሐ ሽፋ ነው። እናም ማንነቱን ጊዜም ከፊት ማውጣት ያለበት ነገር ነው፤ በሚል መሪ ቃል የተዘጋጀ ይፍ መፀሄት መቼ ነበር ለገበያ የወጣው?